ምግፍ ምግብ የተለያዩ የምግብ አይነቶች ሲኖሩ በሀገራችን የተለያዩ ባህሎች እንደመኖራቸው መጠን የተለያዩ ባህላዊ ምግቦች እንመለከታለን ለምሳሌ አንደኛው ባህላዊ ምግብ በጣም የሚጣፍጥ እጅግ ውብ የሆነ የምግብ አይነት ነው በእናንተ አካባቢ ባህላዊ ምግብ እስኪ ጥቀሱ

መሰረታው አገልግለዎት ማህበረሰጉ በጋር የሚጠቀንባቸው መሠረተ ለማቶች ሲሆኑ ከእነዚህ መካከል አንደኛው መንገድ ሲሆም ይህ መንገድም ለተለያዩ ተሽከካሪዎች እና የተለያዩ ከተሞችን ከሌላ ከተሞች ለማገናኘት የሚያገለግል መሰረታዊ አገልግሎት አንዱ ነው። ይህን በጣም ወሳኝ እና በተለይም ላይ ኢኮኖሚው ከፍተኛው የመነቃካትን የሚፈጥር ተቋም ነው።

ዚህ ና በሜዲያዎች ተዘጋይቶ ሚለህዝብ የሚቀርቡ ሲሆን ይህም በአንደእርሰ ጉዳይ ላይ የተለያዩ መድረጃዎችን አጠናክሮ ለማህበረሰቡ ግንዛቤ የተለያዩ አዋጆችን ለማስነገር የሚያገለግል ተግባር ነው።